በምስሉ ላይ የምትመለከቱት አንድ አይነት ነጭ ልብስ የለበሱ የእስልምና እምነት ተከታይ የሚመስሉ ሰዎች በአረንጓዴ ወንበር ላይ ተቀምጠው ይገኛሉ። የአምልኮ ስነስርአት እየፈጸሙ አይመስልም ገን ምን እያደረጉ ይመስላችኋል?

በምስሉ ላይ የምትመለከቱት ሦስት አይነት ወይም ደግሞ አራት አይነት ወጦች የጣደች እና ወደ ምስሉ እየጠቆመች ያለች ሴት ትመስላለች። ስናያት የምግብ ባለሙያ ትመስላለች። እና በየድስቱ ዉስጥ ያሉ ወጦች ወይም ደግሞ የወጥ አይነት ምን ምን ናቸዉ?

በምስሉ ላይ የምንመለከተው አረንጓዴ ተክል ይታያል። በመሀል ትንሽ ብርቱካናማ ቀለም ያላቸው ፍሬዎች አሉት። እና ጥቁር አፈር ይታየናል። የዚህ ተክል ስሙ ምን ይባላል?

በዚህ ምስል ላይ የምንመለከተው ሁለት አዲስ ተጋቢዎች ይመስላሉ። ከላይ ጥቁር ካባ ለብሰዋል። እሷ የኢትዮጵያ ባህላዊ ሹርባ ተሰርታለች። እጇ ላይ ያደረገችው ክብ ቀለበት አለ። ይህ ቀለበት ብዙ ጊዜ የት አካባቢ ነው የሚደረገው?

በምስሉ ላይ የምትመለከቱት አንድ ህጻን ልጅ ጸጉሩን ተቆርጦ ይገኛል ማለት ነው። ከፊት ትንሽ አደግ ተብሎ የተተዎ ሲሆን ከኋላ ደግሞ ሙሉ በሙሉ የተነሳ ጸጉር ነው። የዚህ ልጅ እድሜ ስንት የሚሆን ይመስላችኋል?

በምስሉ ላይ የምንመለከተው የተለያየ በሸክላ የቀረቡ የኢትዮጵያ ባህላዊ ምግቦች ይገኝበታል። በጣም ሚያማምሩ እንደ ክትፎ እንድ አይብ የተለያዩ ምግብ አይነቶች ሚገኙብምት የተደረደሩበትም ቦታ ነገር ይታያል። ከጎኑ የተለያየ ቀለም ያለው የተዘረጋ ነገር አለ እሱ የምን ባንዲራ ይመስላችኋል?

በምስሉ ላይ የምትመለከቱት ሀይቅ ነገር ያለበት ወይም ሀይቅ ዳርቻ ላይ የተመሰረተ ከተማ፤ በጣም ከላይ ሆኖ የተነሳ ምስል ነው በጣም አሪፍ ከተማ ይመስላል። በጣም አረንጕዴ ነው እና ስታዩት ይሄ ከተማ ማን ይመስላኋል?

በምስሉ ላይ የምንመለከተው የካሮትን ተክል የሆነ ሰው እየነቀለ ይመስላል ።እንደምታዩት አፈሩ በጣም ለም እና ዕጽዋቱም ገና እየበቀለ ያለ ነው። የካሮት ምርት ብዙ ጊዜ የት አካባቢ ይመረታል?

በምስሉ ላይ የምንመለከተው በአጥር የታጠረ የእህል ክምር ያለበት ቦታ አለ፣ ዛፎች አሉ። እና ከጎን ባለው መተላለፊያ መንገድ ላይ አንድ ነጠላ የለበሰች ሴት በአጠገቡ እያለፈች ይመስላል። የእህሉ ክምር የምን ክምር ይመስላችኋል?

በስዕሉ ላይ የምትመለከቱት አረንጓዴ ዉስጣቸዉ ስትፈለፍሉት እንደ ፍሬ የሚበላ ፍሬ ነገር የሚወጣ ነዉ። እና ብዙ ጊዜ ወቅት አለዉ የሚበቅልበት የዚህ የፍሬ ተክል ስም ማን ይባላል?

ከላይ የምንመለከተው የድሮ ኢትዮጵ ትቅደም የሚል ያለበት የፊደል ስነስርዓት ነው :: በዳር በኩል ከ ሀ እስክ ፕ ያሉት ፊደሎች ሲኖሩ በግራ በኩል ድግሞ የአቦጊዳ ስንሥርዓት የያዘ ነው :: መሃል ላይ ያለው ትምህርት ምን ይባላል?

በምስሉ ላይ የምንመለከተው እምቢታ የተሰኘው መጽሐፍ ነው ። ኢትዮጵያ ውስጥ በጣም ብዙ እትሞች የተሸጡለት መጽሐፍ ነው ። ይህ የፊት ለፊት ገፅ ሽፋኑ ነው ። እንደምታዩት አንዲት ሴት እና ከጎኗ ፈረስ ነገር አለ ። እዚህ ጋ ደግሞ በጎጆ ቤት የተሰራ ከላይ ዛፍ ያለው አይነት ምስል ነው ። የዚህ የመጽሐፍ ደራሲው ማን ይባላል?

በምስሉ ላይ የምንመለከተው በጣም የመኪና ግርግር የበዛበት አይነት ከተማ ነው ::እና የተለያዩ ህንፃዎች አሉ ግን የመኪናው መጠን በጣም በዙ ነው ::ስታዩት ወደዳር አካባቢ የወጣ ያአድስአበባ ሰፈር አይመስልም?

በምስሉ ላይ የምትመለከቱት በጣም ከፍታ ቦታ ላይ ሆኖ የተነሳ አንድ ወጣት ይመስላል። በእጁ አረንጓዴ ቢጫ ቀይ የኢትዮጵያን ባንዲራ ይዟል። የተነሳበት ቦታ የት ይመስላችኋል?

ይህ የምትመለከቱት ቀጫጭን ግንድ ያላቸው ቅጠላችውም ሰፋፊ የሆነ ሶስት ተክልብነገሮች ይታያሉ ፤ በዙሪያቸዉም በአረንጓዴ የተከበቡ ይመስላሉ። ስታዩት የዚህ ተክል ወይም የዚህ የዛፍ ዝርያ ምን ምን ይባላል?

ምስሉ ላይ የሚታየው የተለያዩ ፍራፍሬዎች ድብልቅ የሆነ ጭማቂ ነው። የፍራፍሬዎች ጭማቂ ጎን ሎሚ እና ማንኪያ ይታያል። ከማሃሉ ያለው አቮካዶ እንደሆነ ያስታውቃል። ዳርና ዳር ያለው ማንጎ ይመስላችኋል ወይስ ብርቱካን?

በምስሉ ላይ የምንመለከተው አንድ የደረቀ ፍሬ ነገር ይመስላል። ቅጠሉ ቀጭን ሆኖ ፍሬወቹ ቅርንጫፎቹ ቀጫጭን ቢሆኑም ፍሬዎቹ ግን በጣም ብዙ ናቸው። ነገር ግን በጣም ደርቀዋል። ስታዩት ይሄ ተክል የምን ፍሬ ይመስላችኋል?

እዚህጋ የምትመለከቱት በጣም ብዙ መፅሐፍ የያዘ ቤተመጻሕፍት ነው ።ከሱም ደግሞ የወጡ የተወሰኑ መፅሐፍ ከፊት ለፊት አሉ። ስታዩት ደግሞ ይሄ ቤተመጻሕፍት የት አካባቢ ሚገኝ ይመስላችኋል ?

በምስሉ ላይ የምንመለከተው የተለያዩ የገጠር ሰዎች ተሰብስበው እያዩ ነገር ይመስላል፤ የተለያየ የእድሜ ክልል ላይ የሚገኙ ሰዎች ናቸው። ይሄን ነገር ምታውቁት ካላችሁ ከአንድ ሙዚቃ ላይ የተቆረጠ ፎቶ ነው የዚህ ሙዚቃ ስሙ ምን ይባላል?

እዚህ ምስል ላይ የምትመለከቱት የይሁዳ ድልድይ እና ሌሎች ሀሳቦች የሚል የመጽሐፍ ሽፋን የፊት ገጽ ነው። ከላይ የተለያዩ ምስሎች አሉ። የዚህ መጽሐፍ ደራሲ ማን ይባላል?

በምስሉ ላይ የምትመለከቱት ለገጠር አካባቢዎች የተሠራ የውኃ አገልግሎት ይመስላል። የተለያዩ የመንግሥት ባለሥልጣናት ይህንን ነገር እየመጡ እየጎበኙና እየሞከሩ ይመስላል። ስታዩት ይሄ ነገር የተሰራው የት አካባቢ ይመስላችኋል?

ይህ በምስሉ ላይ የምንመለከተው የተለያዩ በተለያየ ቀለም ቢጫ አረንጓዴ ሰማያዊ እና የተለየየ ቀለም ያላቸው ወንበሮች ተደርድረው እና ጥላ የሚመስሉ ነገሮች ተዘርግተው ሚታይበት ቦታ ነው ። ይህ ምስል ስታዩት አካባቢ የምግብ ቤት ነገር አይመስልም?

በምስሉ ላይ የምታዩት በጣም እሾሃማ የሆነ ተክል ነው። ዙሪያውም እንደምታዩት በጣም በእሾሃማ ነገሮች የተከበበ ነው ።ከላዩ ላይም በጣም ብዙ እሾሆች አሉት። ብዙ ጊዜ የሚበቅለው በረሃ አካባቢ ወይም ደግሞ በጣም ሙቀት ያላቸው አካባቢዎች ነው እና የዚህ ተክል ስም ማን ይባላል?

በምስሉ ላይ የምንመለከተው ፓፓያ ይባላል ፓፓያ ለሁለት ሲቆረጥ ከመካከሉ የሚወጣው ፍሬ ነው በዚ በኩል ምናየው ማለት እና ሌሎችም በዙሪያው ደሞ እንደ ማንጎና አቮካዶ ያሉ የተለያዩ ፍራፍሬዎች ይገኛሉ:: ፓፓያ ብዙ ጊዜ ኢትዮጵያ ዉስጥ የት አካባቢ ይበቅላል ?

ምስሉ ላይ የምንመለከተው ራሔል ሽር እና የጀበና ቡና ይላል። ይህ ማስታወቂያው ሲሆን በዙሪያው ብዙ ትላልቅ ዛፎች ይገኛሉ። በስሩም ደግሞ ብዙ ይነት የምግብ አይነቶች በማስታወቂያው ላይ ተለጥፈው ይገኛሉ። ሁሉም የምግብ አይነቶች ምግብ ቤት ውስጥ የሚገኙ ይመስላችኋል?

በምስሉ ላይ የምንመለከተው የትልቅ ሀይቅ መስል ይመስላል። ጽሀዩአ እየገባች ስለሆነ በጣም የሚያምር ገጽታ ሰጥቶታል። ሐይቁ ድራቻ ላይ ሳሮችና የተለያዩ አረንጓዴ ተክሎች በቅለውበት ይገኛል። ይኼ ሀይቅ የት ሀይቅ ይመስላችኋል?

በምስሉ ላይ የምንመለከተው የተለያዩ ጀልባወች ላይ ወይም ድግሞ መጉአጉአዛዎች ላይ ሀይቅ ይመስላል የተለያዩ ባንዲራ የተለጠፈባቸው ከላያቸው ላይ የተላየ ስም ያለበት ነው ነገር ነው ከፊት ደግሞ የተቀመጠ ልጅ ይታያል ::እነዚህ ባንዲራቸው የተሰቀለባቸው ለምን ይመስላቹሃል?

በምስሉ ላይ የምንመለከተው አረንጓደ፣ ቢጫ፣ ቀይ እና ጥቁር ያለው ከላይ ቲሸርት ለብሰዋል። ከታች ሰማያዊ ቁምጣ ለብሰዋል። የኢትዮጵያ ጭፈራን እያሳዩ ይገኛሉ። እነዚህ ሰዎች ከድካማቸው አንጻር አይታችሁ ምንያህል ዙር የሰሩ ይመስላል?

በምስሉ ላይ የምንመለከተው በሳጥን የተቀመጡ በሳጥን የተቀመጡ በሳጥን የተጠቀለሉ ቲማቲሞች ናችው። እንደምናየው ለግብይት የወጣ ይመስላል። በጣም ብዙ ስለሆነ። በግምት በዚህ የሳጥን ዉስጥ የተቀመጠ ታማቲም ብዛት ምን ያህል የሚሆን ይመስላችኋል?

በምስሉ ላይ የምንመለከተው አንድት ሴት የአዊ ወይንም ደግሞ የአገው ባህላዊ ልብስ የለበሱ ይመስላል። አንገታቸው ላይ የተለያዩ ከብር የተሰሩ ጌጣጌጦችን አድርገዋል። ጥላ ይዘዋል። እድሚያቸው ስንት የሚጠጋ ይመስላችኋል?

በምስሉ ላይ የምንመለከተው የአንድ ስፌት ነገር ስራ ይመስላል። ስታዩት በጣም የተወሰነ ብዥ የሚያደርግ ነገር ያለበትና በክብ አይነት ነገር በተለያየ ቀለማት በሰማያዊ፣ በቢጫ፣ በቀይ፣ በወይን ጠጅ እና በተለያዩ ቀለማት ያሸበረቀ ይመስላል። ይሄ የስፌት ስራ ምን ይባላል?

የምንመለከተዉ በቅጠል ቅርፅ የተሰራ አንድ ጌጣጌጥ ነገር ትመስላለች። በስሯ ደግሞ እሷ ግን የተቀመጠችባት ከስር መስታወት የተሰራች አንድ ነገር አለች። ሌሎቹ ደግሞ በነጭ የተሰሩ በጣም የሚያምር ቦታ ይመስላል። እነዚህ ነጫጮች አበባ የተቀመጠባቸዉ ነጫጮቹ ከምን የተሰሩ ይመስላችኋል?

በዚህ ምስሉ የምንመለከተው በየቅርንጫፉ የበቀሉ የሎሚ ተክሎችን ነው። እንደምናየው በጣም አለምልሞ እና በጣም አረንጓዴ ሆኖ የሚያምር ሆኖ በቅሏል። ይሄ የሎሚ ምርት ኢትዮጵያ ውስጥ ብዙ ጊዜ የት አካባቢ ይኖራል?

በምስሉ ላይ የምንመለከተው ነጭ መጋረጃ እና የተለያዩ በተለያዩ አበባዎች ያሸበረቀ በጣም የሚያምር ቦታ ይመስላል። ከስሩ ደግሞ አንድ ሰፋ ያለ እና ሁለት ደግሞ ትንሽ ግራ እና ቀኝ ያሉ ሶፋዎች ተቀምጠውበታል.።ይህ ሁሉም ሚያምር ጌጣጌጥ ለምን ዝግጅት የተሰራው ይመስላቸኋል?

በምሥሉ ላይ የምንመለከተው የተለያዩ የቃሪያ ተክሎችን ነው። ሁሉም አረንጓዴ ሲሆኑ፤ አንደኛው ብቻ ለብቻዋ ተለይታ ቀይ ሆና ይገኛል። እነዚህ የቃሪያ ተክሎች እንደዚሁ አረንጓዴ ሲሆኑ እና ቀይ ሲሆኑ ጥቅማቸው የተለያየ ነውና ለምን ለምን የሚጠቅም ይመስላችኋል?

በምስሉ ላይ የምንመለከተው አንዲት ህጻን ልጅ ለ ጸጉሯ ተከፍሎ ለ 3 ተያይዞላት ይመስላል። ክፍሉ በጣም የሚያምር እና ጸጉር አያያዟም በጣም የሚያምር ታዳጊ ልጅ ትመስላለች ። ይሄ የተከፈለው አከፋፈል ልብ ቅርጽ አይመስልም?

በምስሉ ላይ የምትመለከቱት በጣም በትንሽዬ ካሬ ላይ በጣም ሃሪፍ ተደርጎ የተሰራ ቤትን ነው። ከፊት ለፊቱ በረንዳውም በጣም አሪፍ ተደርጎ ተሰርቱዋል። በሩ ስታዩት ተንሸራታች አይመስልም?

በምስሉ ላይ የምትመለከቱት የተለያዩ ፈረሶች ፤ ግማሹ ተቀምጦ ፣ ግማሹ ቆሞ የሚቀር ይመስላል። ያሉበት አካባቢ አረንጓዴ ነው በጣም ያምራል። ቀለማቸውም የተለያየ ቀለም ነው። አንዱ ነጭ ነው፣ አንዱ ቡኒ ነው እና የተለያየ ቀለም አላቸው ። እና እነዚህ ፈረሶች የሚመገቡት ምንድን ነው?

በምሉለ ላይ የምንመለከተዉ አንድ መስቀል የያዙ፣ ጋቢ የለበሱ፣ መቋሚያ እና ጭራ የያዙ ጠምጣም የጠመጠሙ አባት ናቸዉ። ዋሻ ነገር ዉስጥ የሆነ የገዳም ዋሻ ይመስላል። ያሉበት አካባቢዉን አይታችሁ ያሉበት ገዳም ማን ይመስላል?

በምስሉ ላይ የምንመለከተው በጣም የኢትዮጵያ የድሮ ቅርስ ስለሆነ በጣም እየፈረሰ ያለ ቅርስ ነው። እንደምታዩት የንጉሶች ቤት ነበረ። እና ከተለያዩ ነገር ከድንጋዮች እና ከተለያዩ ነገሮች ነበር የተሰራው። የዚህ እየጠፋ ያለው ቅርስ ስም ማን ይባላል?

እዚህጋ ምታይዋቸው ደሞ ታዳጊ የአካል ጉዳተኞች የስፖርት ስነስርዓትን እያከናወኑ ይገኝሉ አንዷ ከአንዷ በሁከት ማልያ ተከፍሏል በቀይ እና በብጫ እንደምታዩት ቢጫ ማልያ የለበሰችው ከዛችኛዋ ላይ ኳሱን ለመንጠቅ እየሞከረች ይገኛል ይሄም እያከናወኑ ያሉት የስፖርት ስነስርዓት ምን ይባላል?

በምስሉ ላይ የምንመለከተው መንገድ ላይ መጽሐፍ የሚሸጡ አንድ ሰው ናቸው። በጣም ብዙ መጽሐፍ ይዘዋል። እሳቸውም ደግሞ ከጎን ወንበር አስከምጠው ቁጭ ብለው እያነበቡ ይገኛሉ። ግን እንደዚህ አይነት ስራ ብዙ ገቢ የሚያስገኝ ይመስላችኋል?

በምስሉ ላይ የምትመለከቱት አንድ ሰማያዊ የጭነት መኪና ላይ በሌላ የጭነት ማውረጃ ነገር እየጫኑበት ይመስላል ። እና ሁለት ይህን ስራ እየሰሩ ያሉ ሰዎች ሁለት ሰዎች ይታያሉ ። ጭነት መኪናው ላይ እየጫኑበት ያለው ነገር ምንድን ነው?

በምስሉ ላይ የምንመለከተው የአማራ ብሄራዊ ክልላዊ መንግስት ርዕሰ መስተዳድር ጽሕፈት ቤን አርማ ነው። እንደምናየው በመሃሉ የላሊበላ ፣ የፋሲል ግምብ እና የአባይ ምስል ይታያሉ። ይሄ አርማ ከተሰራን ያክል ጊዜ ይሆነዋል?

በምስሉ ላይ የምንመለከተው ሁለት ትልልቅ ጥምጣም የጠመጠሙ ወጣት ሰዎች ጋቢ ለብሰው፤ ምርኩዝ ነገር ይዘው ቁጭ ብለው እየሳቁ(እያወሩ) ይመስላሉ። እነዚህ ምስሉ ላይ የምናያቸው ሰዎች ዲያቆን ናቸው ቄሶች?

በምስሉ ላይ የምንመለከተው አንድ ቡና እየቀዳች ያለች ሴት ይመስላል። ከፊትለፊታቸው ደግሞ ፍርፍርና አቦካዶ እና ከጎን ደግሞ ቀይ ቀለም ያለው ጭማቂ ይዟል። ይህ ቀይ ቀለም ያለው ጭማቂ ከምን ፍራፍሬ የተሰራ ይመስላችኋል?

በምስሉ ላይ የምንመለከተው ጎዛምን ሚባለው ሆቴል ህንፃን ነው ። በጣም ትልቅ ህንፃ ነው እና ያለበት አካባቢም ደግሞ ህንፃው የሰፈረበት አካባቢ በጣም አረንጓዴ እና ሚያምር ነው ።የተለያዩ የአበባ ዝርያዎች ዛፎች እና በጣም ሚያምር ገፅታ ያለው ቦታ ነው ። ይህ ሆቴል የሚገኝበት አካባቢ

በዚህ ምስል ላይ የምንመለከተው መሣሪያ መያዣው በእንጨት ይሄ ደግሞ ከላይ ያለው በጣም ተስሎ በተሰራ ብረት የተሰራ የቤት ውስጥ መገልገያ ወይም ደግሞ ብዙ ጊዜ እንጨት ለመፍለጫነት ምናምን የምንጠቀምበት መሳሪያ ነው የዚህ መሳሪያ ስም ምን ይባላል?

በምስሉ ላይ የምትመለከቱት ሴት ፀጉራን ቁጥርጥር ተሰርታ እና የድሮ ፎቶ ነገር ይመስላል። በጣም ታዋቂ ሙዚቀኛ ነች። ኢትዮጵያ ውስጥ በጣም ታዋቂነትን ያተርፈች ከጥንት ጀምሮ ድምፃ ባለመቀየሩ በጣም የምትታወቅ ታዋቂ ዘፋኝ ናት። የዚህ ዘፋኝ ስሟ ማ ይባላል?

በምስሉ ላይ የምንመለከተው ኢትዮ ሞሪንጋ የተሰኘ ለውጪ ለመላክ አይነት በሚሆኑ እንትን የተሰራ ምርት ነው። ይህ ምርት ያመረተው ምን ድርጅት ይመስላል?

በምስሉ ላይ የምትመለከቱት አንዲት በአካል ጉዳተኞች መጓጓዣ መኪና ላይ ልጅ አቅፋ የተቀመጠች እናት ትመስላለች። እና የክምና ባለሙያውም ልጇን እያገዛት ነገር ይመስላል። እና ልጁን ከወለድች ምን ያህል ይመሳችሃል።

ይህ በምስሉ ላይ የተመለከቱት ሶስት አንድ አይነት የለበሱ ጭንቅላታቸው ላይ ሻሸ ያሰሩ ከነጭ ልብሳቸው ከስርና እጃቸው አካባቢ አረንጓዴ ነገር ያለው ሰፌድ የያዙ እየጨፈሩ ያሉ ሴቶች ይመስላሉ። ብዙ ጊዜ እንደዚህ ሰፌድ ተይዞ የሚጨፈረው ጭፈራ የት አካባቢ ጭፈራ ነው?

ምስሉ ላይ የምንመለከተው አራት ክፍል ሰማይ በር የተቀባ ያላቸው የግንብ ቤት ነገር ትመስላለች። ከላይ ቆርቆሮ የተመታች እ. . ይች ነገር ስታያት የጋራ መፀዳጃ ሽንት ቤት አትመስልም።

በምስሉ ላይ እንደምንመለከተው ቤተመፃፍት ይመስላል የተለያዩ ሰዎች ተሰብስበው ግማሹ እያጠኑ ግማሹ መፅሀፍ እያነበቡ ይገኛሉ። ፊት ለፊት ከምናየው ልጅ ጎን አንድ ሰው ወደ ሌላ ቦታ እያየ ይታያል ይህ ሰው ምን እያየ ይመስላቸዋል?

የምንመለከተው በጣም ሰፊ የሆነ ሀይቅን ነው። ዳር ዳሩ አረንጓዴ ነገሮች በቅለውበታል በዚህኛው በኩል በዛኘው በኩል ደግሞ የምናየው በጣም ተራራ ይመስላል ብዙ አረንጓዴ ነገር ያለው አይመስልም ስታዩት ይህ ሀይቅ ያለበት ቦታ ወይም የሀይቁ ስም ማን ይባላል?

በምስሉ ላይ የምትመለከቱት የሹርባ አይነት ነው። አንድት ሴት ሹርባ ተሰርታ ከጀርባዋ የተነሳችው ፎቶ ይመስላል። ከጨረሰች በኋላ በቢጫ በሚመስል ነገር አስይዛዋለች። ዳሩ የተለየ ቀለም አለው። የዚህ የሹርባ አይነት ምን ይባላል?

በምስሉ ላይ የምንመለከተው ቤት ለመስራት የተለያዩ ነገሮችን ለማያያዝ እና የቆርቆሮ እንጨቶችን የተለያዩ ነገሮችን ለማያያዝ የምንጠቀምበት የህንፃ መሳሪያ አይነት ሚስማር ይባላል። እዚህ ምስሉ ላይ የምታዩት ሚስማር ስንት ቁጥር ይመስላችኋል?

በምስሉ ላይ የምትመለከቱት ሶስት ህጻናት ወገባቸውን ይዘው ነገር ይመስላል። እስክስታም ሊመቱ ይመስላል ወይም ደግሞ ፎቶ ሊነሱም የያዙት ሊሆን ይችላል። ሶስቱም አረንጓዴ፥ ቢጫ፥ እና ቀይ ከስር ልብስ ለብሰዋል ሲታዩ እድሜያቸው ስንት ይመስላችኋል?

በምስሉ ላይ የምንመለከተው አንፈርስም አንታደስም የሚል የመጽሀፍት የፉት ለፊት የሽፋን ገጽ ነው። እንደምናየው ርዕሱ የተጻፈው በቀይ ነው። የዚህ መጽሀፍ ደራሲ ማን ይመስላችኃል?

በምስሉ ላይ የምትመለከቱት አንድ ቀይ የጭነት መኪና የድርጅቱን እቃም ተሸክሞ እየወጣ ይመስላል። ድርጅቱ ስታዩት ቀይና የተለያዩ ቀለሞች ያሉት ፋብሪካ ነው። የት ፋብሪካ ይመስላችኋል?

በምስሉ ላይ የምንመለከተው በጣም ዘመናዊ የሆነ የስብሰባ አዳራሽ ይመስላል። ከላይ በጣም የሚያማምሩ መብራቶች አሉት። በጣም ብዙ ወንበሮችም አሉት። ጥግ ላይ የኢትዮጵያ ባንዲራም ይታየናል። ስትገምቱ ይኸ የመሰብሰቢያ አዳራሽ የት አካባቢ የሚገኝ ይመስላችኋል?

በምስሉ ላይ የምትመለከቱት ብዙ ጊዜ በኢትዮጵያ የሚሠራ በጣም በብዙ አይነት መልክ የሚሠራ የስፌት ስራ ነው። በመካከል እንደምታዩት የጨረቃ ምናምን ነገር የሚመስል ብዙ እንትኖች አሉት። ከእነዚህ የስፌት ዓይነቶች ውስጥ ግን ይሄኛው የተሰራው ስሪት ምን የሚባል ይመስላችኋል?

በምስሉ ላይ የምታዩት አንድ በጣም ትልቅ ቦታ እየተቆፈረ ይመስላል። መኪናው የሚቆፍረው መኪና እየቆፈረ የሚያስቀምጥበት ደግሞ ከጎኑ አንድ ቀይ የጭነት መኪና አለ። ይሄ የመቆፈር ስነስርዓት እየተፈጸመ ያለው አሁን በኮሪደሩ ይመስላችኋል።

በምስሉ ላይ የምንመለከተው የተለያየ የህንጻ መሳሪያዎችን የያዘ አንድ ሳጥን ነገር ነው እንደምናየው በጣም ብዙ አይን አሉት። የቡለን መፍቻዎች፣ ራሳቸው ቡለኖች እና የተለያዩ ነገሮች አሉት ።እነዚህ ከፊት ያሉት ክብ ክብ ነገሮቹ ምንድን ናቸው?

በምስሉ ላይ የምንመለከተው የመሃንድሶች ስራ ይመስላል፣ እንደምናየው እላሉ ላይ የተለያዩ ወረቀቶች፣ እርሳሶች፣ ህንጻዎች ፣ ተዘርግተው ይገኛሉ፤ የዚህ ማስታወቂያ የሚሰራበት ቦታ የት ይመስላችኋል?

በምስሉ ላይ የቤተሰብ አባላት አንድ ሰባት የሚሆኑ የቤተሰብ አባላት ተሰብስበው ይመስላሉ። ከኋላቸው በነጭና ሰማያዊ የተሰራ ፊኛ ነገር አለ። ከፊትለፊታቸዉ ድፎ ዳቦ እና ቆሎ ይገኛል። እነዚህ ሰዎች ቤተሰብ ከሆኑ እናትየዋ የትኛዋ ትመስልላችኋለች?

በምስሉ ላይ የምታዩት ጋሜ እየተባለ የሚጠራው በኢትዮጵያ በገጠር አካባቢ የሚዘወተር የቁርጥ አይነት ነው። ብዙ ጊዜ የሚቆረጡት ይህንኑ ነው። ይህንንም ብዙ ጊዜ የሚያዘወትሩት በገጠር አካባቢ ያሉ ሰዎች ናቸው። እና ለምንድን ነው የሚቆረጡት?

በምስሉ ላይ የምትመለከቱት ናኪ ሆቴል የሚባል አንድ የሚያምር ህንጻ ነው። እና በቅርብ የጀመረ ይመስላል ምክንያቱም ከላይ ሁለተኛ ሦስተኛ ፎቅ ላይ ስራ ጀመረናል የሚል በትልቁ የተለጠፈ ማስታወቂያ አለ ማለት ነው። ከስሩ ደግሞ መኪና ቆሟል። ይህ ሆቴል የሚገኘው የት አካባቢ ነው?

በምስሉ ላይ የምትመለከቱት አንድ በጣም ትልቅ የሆነ የእህል ነገር ላይ ፈረሶች እየተረማመዱበት ይገኛሉ። ከኋላቸው ደግሞ የሚመራቸው ሰው አለ። ይህ እንደዚህ በፈረሶች የማስኬድ ስራ ምን ይባላል?

በምስሉ ላይ የምንመለከተው አረንጓዴ እና ጥቁር መልክ ያለው ብዙ ግዜ ለስፖርት የምንጠቀምበት አይነት ጫማ ነው። ስናየው በጣም የሚመች ጫማ ይመስላል ከጎኑ ደግሞ አንድ አርማ አለው። ይኽን አርማ በማየት ስትገምቱ የጫማው ምርት ምንድን ነው?

ምስሉ ላይ የምትመለከቱት የኢትዮጵያ ባህላዊ ልብስ የለበስች በአንገቷ ደግሞ ክብ የብር የሚመስሉ ነገሮች ያሉበት ሃብል ያደረገች በጣም የምታምር ሴት ናት። እና በጣም ተዉባ ትገኛለች። የተሰራችው የሹርባ አይነት ምን ይባላል።

በምስሉ ላይ የምንመለከታት ሴት የጎንደርን የሚመስል የባህል ልብስ የለበሰች ይመስላል። በነጭና ነጭ ሁኖ ጥቁር ዘርፍ ያለበት በጣም የሚያም አይነት ቀሚስ ነው። እና ሴትዮዋ የተቀባችው ከንፈሯ ላይ የተቀባችው ነገር ምን ይባላል?

ምስሉ ላይ የምንመለከተዉ በጣም የሚያምር በነጭ በአረንጓዴ በተለያዩ ነገሮች ያሸበረቀ መድረክ ይመስላል። ወንበሮቹ በጣም ያማምራሉ። የተለያዩ የዉኃ እና ለስላሳ መጠጦች በየጠረጴዛዉ ላይ ተቀምጠዉ ይታያሉ። ይሄ የምን ዝግጅት ይመስላል?

ይሄ የምንመለከተው ደግሞ በጣም ዘመናዊ ልዩ የሆነ የመዋኛ ገንዳ ከፊትለፊቱ ያለ ሰዎች ከመዋኛ ገንዳው ዋኝተው ከወጡ በኋላ የሚቀመጡበት መቀመጫ ያለበት ነው። ስታዩት ይሄ የሚቀመጡበት መቀመጫ የተሰራው ከምንድን ነው?

ከላይ የምንመለከተው ከስር የሃበሻ ስዕሎች ባሉበት በጣም በሚያምር ሳህን ላይ የተቀመጠ አምስት የሚደርሱ ቂጣዎች ናቸው። በጣም በሚያምር ሁኔታ የተጋገሩ ይመስላሉ። እነዚህ ቂጣዎች ከምን ከምን የሚሰሩ ይመስላችኋል?

በምስሉ ላይ የምንመለከተው በገጠር አካባቢ የተነሳ ምስል ይመስላል። የተለያዩ ጎጆ ቤቶች አሉ። በጣም ትልቅ ሜዳ አለ። የተሰማሩ ከብቶች አሉ። አረንጓዴ ዛፎች ከጀርባ አሉ። እነዚህ የምታያቸው ጎጆ ቤቶች ከምን ከምን የተሰሩ ይመስሏችኋል?

በምስሉ ላይ የምትመለከቱት የአንበሳ ባስ ይመስላል። ቢጫ ፣ቀይ ቀለም ስላለው ማለት ነው። የተለያዩ ሰዎች በመግባት ላይ ይገኛሉ። እና ይሄ አንበሳ ባስ የቆመበት ፌርማታ የት ይመስላችኋል?

በምስሉ ላይ የምንመለከተው የአርቲፊሻል ጥፍር ስራን ነው። ብዙ ግዜ በከተማ አካባቢ በጣም የተለመደ ነው። እናም ይቺ ሰትዮ ተሰርታ የተወሰነውን እያወለቀችው ይገኛል። ይህ የተቀባችው የጥፍር ቀለም ምን አይነት ቀለም ነው።

ከምስሉ ላይ የምንመለከተው አንድ ድንጋይ ነገር ላይ የመሰለ አንበሳ የተሰራ ሀውልት አለ። ዙሪያው በጣም አረንጓዴ የሚያምሩ ሳሮች ከስር ከመቀመጫ ከተዘጋጀች ጎን ደግሞ መተላለፊያ መንገድ አለ። ከሱ ተሻግረው ደግሞ በጣም ትልቅ ሀይቅ አለ። ይህ ቦታ የት ይመስላችኋል?

ምስል ላይ የምንመለከታት ሴት የሃበሻ ልብስ ለብሳለች። በጣም የሚያምር የሃበሻ ልብስ ለብሳለች ጥለቱ አረንጓዴ፣ ቢጫ ፣ቀይ ያለው። እናም በእጃ ለውሀ መቅጀነት የሚሆን ነገር ይዛለች። እና በባዶ እግሯ ትገኛለች። ስታይዋት የውጭ ዜጋ አትመስልም?

በምስሉ ላይ የምንመለከተው አንድ የኢትዮጵያ ሀበሻ ባህላዊ ልብስ የለበሰች የምትመስል ሴት ምስል የተሰራ ሀውልት ነው። በድንጋይ ወፍጮ እየፈጨች ትገኛለች። እና ጸጉሯን ወደታች ቴዎድሮስ የሚባል ሹርባ ተሰርታለች። ሻሽ አስራለች። ይህ ሀውልት የሚገኘው የት አካባቢ ይመስላችኋል?

በምስሉ ላይ የምትመለከቱት የጋራ መኖሪያ ቤት ግቢ ነው። የተለያዩ አረንጓደ ተክሎች አሉት እና በሁሉም ሰው በረንዳ ላይ ልብስ ተሰቅሎ ምናምን ነገር እናያለን ።የት አካባቢ ያለ የጋራ መኖሪያ ቤት ይመስላችኋል?

በምስሉ ላይ የምተመለከቱት አንድ አንድ ስልጣን ወይ ደግሞ ፖለቲካ ቦታ ላይ ያለ ሰው መግለጫ እየሰጠ ይመስላል። ሁለት የድምጽ ማጉያዎች አሉ። አንድ በጁ የያዘው አንደኛው ደግሞ ኧ ከፊት ላይ ፊቱ ሰማያዊ መስል ነገር የተቀመጠ አለ ማለት ነው። የዚህ ልጣን ስሙ ማን ይባላል?

በምስሉ ላይ የምታዩት የብርቱካን ፍሬ ይመስላል በእጁ የያዛቸው አምስት ፍሬዎች ይመስላሉ ግን ከጀርባው በጣም ብዙ የበቀሉ የሚያማምሩ የብርቱካን ፍሬዎች እንዳሉ ይታያል ይህም ብርቱካን ድቅል ይመስላችኋል ወይስ የራሱ የሆነ ተፈጥሮአዊ ብርቱካን ነው?

ምስሉ ላይ የምንመለከተው አንዲት እናት ማሳ ላይ ቆማ እናያለን። ይህ ቦታ የምን ማሳ ይመስላችኳል?

በምስሉ ላይ የምንመለከተው የእስፖርት ወይም የአካል ብቃት እንቅስቃሴ መስሪያ መሣሪያዎች ይመስላሉ በጣም ብዙ አሉ እና እነዚህ ለምን ለምን ምን አይነት ምን አይነት የአካል ብቃት እንቅስቃሴ የሚሰራባቸው ይመስላቸዋል?

በምስሉ ላይ የምትመለከቱት አንዲት የመጀመሪያ ደረጃ አካበቢ የምትሆን ህፃን ልጅ የእንግሊዘኛ ፊደሎችን እየፃፈች እየተለማመደች ይመስላል። እእእእ በግምት የዚች ልጅ እድሜ ስንት አከባቢ ይመስላችኃል?

በምስሉ ላይ የምንመለከተዉ በጣም ብዙ እድሜ ያስቆጠረዉ ኢትዮጵያ አሉኝ ከምትላቸዉ ቅርሶች በጣም ትልቁ የሆነዉ የፋሲል ግንብ ነዉ። ይሄ ነገር የተሰራዉ በንጉሰ ነገስት አፄ ፋሲል እንደሆነ ይታወቃል። ይሄ ህንፃ ስንት ዓመት ያስቆጠረ ይመስላችኋል?

በምስሉ ላይ የምንመለከተው ሶስት ወጣቶች የሆነ መፃፍን እያነበቡ ይመስላል። ሁለቱ ጥቁር ሰማያዊ የሆነ ከላይ የሚለበስ ነገር የለበሱ ሲሆን አንዱ ደግሞ ግራጫ ቀለም የለበሰ ከኋላ ከሳር እና ከጭቃ የተሰራ ጎጆ ቤት ያለ ይመስላል ።እያነበቡት ያለው መፃፍ ምን ይመስላችኋል?

በምሽቱ ላይ የምንመለከተው የአንድ ከተማ ከከፍታ ቦታ ላይ ሆኖ የተነሳ የአንድ ከተማ እይታ ነው። እንደምታዩት ብዙ ፎቅ የለበትም። ብዙም አረንጓዴ የሚባል ቦታ አደለም። አስፓልቱም ሰፋ ያለ ነው። እናም ትንሽ ቆየት ያለ አዲስ ከተማ ይመስላል። የዚህ የከተማ ስሙ ማን ይመስላቸዋል?

ምስሉ ላይ የምንመለከተው በጣም በብዙ ሺህ የሚቆጠሩ ሰዎች በጀልባ ላይ እየሄዱ ይገኛሉ። ከጀልባው ሞልተው የወደቁ ሰዎች አሉ እንዳይሰምጡ የሆነ ልብስ ለብሰዋል። ስታይዋቸው የስደተኞች ጀልባ አይመስልም?

በምስሉ ላይ የምንመለከተው በአዲስ አበባ በጣም በብዛት የምናየው ቢጫ እና ቀይ ቀለም ያለዉ የአንበሳ ባስን ነው ፤ እነዚህ ግን ቢሾፍቱ ባስ የሚል ስያሜ ተሰጥቶአቸው ሶስት ተከታታይ ባሶች እየሀዱ ይመስላል አደባባይ እየዞሩ ያሉበት ስፍራ የት አከባቢ ይመስላችኋል?

በምስሉ ላይ የምትመለከቱት በጣም ረጅም ያስቆጠረ ብዙዎቻችን የምናውቀው የሚሪንዳ ምርት ነው። እንደምታውቁት የሚሰራው ከብርቱካን ነው እና እዚህ ጠርሙሱ ላይ አረንጓዴ ምልክት አለ ይህንን ይህንን የለስላሳ መጠጥ የሚያምርተው ድርጅት ማን ይባላል?

በምስሉ ላይ የመንመለከተው ብዙ ጊዜ ቡና ስንጠጣ የምንጠቀምባቸው የቡና ስኒዎች ናቸው። አብሮት የመጣ ጀበና፤ የስኳር ማስቀመጫ የተለያዩ ነገሮች አብረውት አሉ። እነዚህ ስኒና ጀበናዎች የተሰሩት ከምንድን ነው?

በምስሉ ላይ የምትመለከቱት አንድ ተራራ ነገር ከፍ ያለ ቦታ ላይ የተቀመጠ እንደ ከላይ ኩታ የሚመስል ነገር ጣል ያደረገ አንድ ወጣት ነገር ይመስላል። ስታዩት ደመናማ አይመስልም ቦታው?

በምስሉ ላይ የምትመለከቱት በድሮ ጊዜ የተነሣ አይነት ፎቶ ይመስላል ።በአብዛኞቹ የምታዩኣቸው በሙሉ ማለት በሚቻል ሁኔታ ወንዶች ናቸው ያሉት። እና ጋር የሚታዩት የተወሰኑ ህፃናት አሉ። ኧ ይህ የተነሳ ፎቶ ኧ መቼ ማለት በምን አጋጣሚ የተነሳ ፎቶ ይመስላችኋል።

ምስሉ ላይ የምንመለከተው የዘመን ባንክን አርማ ነው። በአማርኛ የተፃፈው በጥቁር ሲሆን በእንግሊዝኛ የተጻፈው ፁፍ ደግሞ በቀይ ነው። እና ይሄ ዘመን ባንክ ከተመሠረተ ምን ያህል አመት የኖረ ይመስላችኋል?